በተለያዩ ማጌጫዎች ያጌጠች አንዲት ሴት በምስሉ ላይ ተመልክታለች። ሴቲቱ በሰሜኑ የሃገራችን ክፍል የተለመደውን ሹሩባ የተሰራች ሲሆን፤ ከፀጉሯ መሀል ለመሀል አካፋይ የወርቅ ቀለም ያለው ጌጥ አድርጋለች። በጆሮዋ፣ በአንገቷ ፣ በእጇም እንደዚህ ተመሳሳይ መልክ ያለውን ጌጥ ያጌጠች ሲሆን፤ እጇ ላይም ደግሞ በተለይየ ሁኔታ በስዕል አጊጣለች።

በአንድ ግርግር ዉስጥ ያሉ የመከላከያ ሰራዊት በምስሉ ላይ ይመለከታሉ። ብዙ ወጣቶች ዱላ ይዘውና እየጮሁ፣ እየጨፈሩ ወደነሱ ሲመጡ እነሱ ደግሞ የላስቲክ መከላከያዎችን አድርገው ሊመልሷቸው ሲሞክሩ መስሉ ላይ ይታያል። ከኋላ ደግሞ አንድ የፖሊስ አባል አንጸባራቂ የለበሰን ሰው እጁን ወደ ላይ አስደርጎ እንመለከታለን።

በምስሉ ላይ በርከት ያሉ ወንዶች እጃቸውን ቀጥታ ወደ ታች ወጥረው በወታደራዊ አቋቋም ቁመው እና ተሰልፈው እንመለከታለን። ከኋላ የለበሱት ልብስ የአማራ ፋኖ በጎጃም ስለሚል የምን ሀይሎች እንደሆኑ አይተን መረዳት እንችላለን አብዛኞቹ እጅግ ያደገ እና ረጃጅም ፀጉር አላቸው።

በስእሉ ላይ ረጃጅም የሆኑ ቀያይ የበርበሬ ዛላዎች ይታያሉ። የበርበሬ ዛላዎቹ ግንዱን ተደግፈው የቆሙ ሲሆን፤ ከላይ ደግሞ አረንጓዴ ቅርንጫፍ እንዳላቸው ማየት ይቻላል። የበርበሬ ዛላዎቹ እጅግ በብዛታቸው በርካታ ሲሆኑ፤ ቅጠሎቹ ደግሞ አናሳ ሆነው ይስተዋላሉ።

አንድ በውሀ ላይ የተሰራ ድልድይ በምስሉ ላይ ተመልክቷል። ድልድዩ ሰማያዊ በሆነ ውሃ ላይ የሚያርቋጥ ሲሆን፤ ከድልድዩ ባሻገር ደግሞ ረጃጅም ቅጠሎች ያላቸው ዛፎችን ማስተዋል እንችላለን። ድልድዩ በመሀል መሀሉ ክፍተት ያለውና ውሀን እንዲያሳልፍ ተደርጎ ተስርቷል።

በርካታ ተመራቂ ተማሪዎች ፎቶ ለመነሳት ተሰብስበው በምስሉ ላይ ይታያሉ። አብዛኞቹ ግራጫ የሆነ የመመረቂያ ልብስ የለበሱ ሲሆን፤ ጥቂቶቹ ካልሆነ በስተቀር ብዙዎቹ ኮፍያ አላደረጉም። የመመረቂያ ወረቀታቸውን የምስክር ወረቀታቸውን በማሳየት ወደፊት እየተመለከቱም ይገኛሉ።

በአንድ ካፍቴሪያ ውስጥ የተቀመጡ አንዲት ወጣት ሴት እና ህጻን ልጅን እንመለከታለን። የተቀመጡት በእንጨት የተሰራ ወንበር እና ጠረንጴዛ ላይ ሲሆን በጠረንጴዛው ላይ ደግሞ በብርጭቆ መጠጥ እንዲሁም ደግሞ የተለያዩ የምግብ አይነቶች ተቀምጠዋል። ወጣቷ ሴት ህጻኑን ልጅ በትኩረት እያናገረቻት ያለ ይመስላል።

በዘመናዊ መሳርያ ተጠቅመው እህላቸውን እያነፈሱ እያበጠሩ ያሉ ሰዎች ይታያሉ ።የተወቃውን እህል ከማሳው ላይ ወደ መሳሪያው በማስገባት እንዲያበጥረው ወይም ደግሞ ገለባውን ከእህሉ እንዲለየው እየሞከሩ ሲሆን ሶስት የሚሆኑ ወንዶች አንደኛው ለ እንደኛው እያቃበለ ይታያሉ።

አንድ የኢትዮ ቴሌኮም ማስታወቂያ በምስሉ ላይ ተመልክቷል ፤ በምስሉ ላይ ሁለት ሴቶች ቁመው ኮምፕዩተር እየተጠቀሙ ያሉ ሲሆን ከፊት ለፊታቸው ደሞ አንድ የዋይፋይ ማስጠቀሚያ ማሽንን እንመለከታለን ፤ ከጽሁፉ መረዳት እንደምንችለው ከወር እስከ ወር ያለ ገደብ መጠቀም የሚያስችል ዋይፋይ አገልግሎት ሲሆን ክፍያዉንም አብሮ ያትታል።

በምስሉ ላይ በርከት ያሉ የፖሊስ ሃይሎች ሙዚቃ እያቀረቡ ትርዒት እያቀረቡ እንደሆነ ይታያል ፤ቀያይ ልብስ የለበሱ ሲሆን በጃቸውም የተለያዩ የሙዚቃ መሳሪያዎች አድርገዋል ብዛት ያላቸው ሰልፈኞች እንደሆኑ ከምስሎ ላይ መረዳት ይቻላል።

አንድ ዙሪያዋን በድንጋይ የተሰራች ከላይ ደግሞ የጎጆ ክዳን ያላት መኖሪያ ቤት በስዕሉ ላይ ትመለከታለች። ከመኖሪያ ቤቱ ባሻገር ተራራማና አረንጓዴ የሆነ ቦታ የሚታይ ሲሆን ረጃጅም ያላቸው እጽዋቶችም አሉ። መኖሪያ ቤቱ በር ላይ አንድት ሴት ቁማ የምትታይ ሲሆን እንደዚሁም ከአጠገብ ሁለት መስኮቶች አሏት።

በምስሉ ላይ ሁለት ሙሽሮች እና የሴቷ ሚዜዎች ይመለከታሉ። የሴቷ ሚዜዎች ምግብ በማጉረስ ሁኔታ ወደ ሙሽሮች የሚመለከቱ ሲሆን ከሙሽሮቹና ከሚዜዎቹ ስር በሁለት መሶብ የቀረበ ምስል ይታያል። ሙሽሮቹ ጥቁር ካባ የለበሱ ሲሆን አጃቢዎቻቸው ደግሞ ነጫጭ ጥበብ ቀሚስን ለብሰዋል።

የአንዲት ቀይ ሴት ጆሮ በምስሉ ላይ ተመልክቷል። ሴቲቱ በጆሮዋ ላይ የወርቅ ቀለም ያለው ጆሮ ጌጥ ያደረገች እና ረጅም ፀጉር ያላት ትመስላለች። ሴቲቱ ያረጋችሁ ጆሮ ጌጥ በሁለት አይነት ቅርጽ የተሰራ ሲሆን ከላይ የአበባ ቅርጽ ያለው ከታች ደግሞ በሳንቲም ቅርጽ የተሰራ ይመስላል።

በመጠኗ በጣም ትንሽ የሆነች እና በቀለሞች ያጌጠች ወፍ በስዕሉ ተመልክታለች። በወፏ ጸጉር ላይ በብዛት ያለው ቀለም ቀይ ሲሆን ጥቁር ቀለምም በጥቂቱ ይመለከታል። ወፏ እሾሃማ በሆነ ግንድ ላይ የቆመች ሲሆን በአፏም ደግሞ ጥቂት ቅጠላቅጠል ይዛለች።

ወደጎን የተደረደሩ ነጫጭ ማስቀመጫዎች ላይ የተቀመጡ ወርቃማ ቀለም ያላቸው የእጅ ጌጦች በምስሉ ላይ ይመለከታሉ። አብዘሃኞቹ በተመሳሳይ አይነት አሰራር የተሰሩ ተመሳሳይ ይዘት ያላቸው ሲሆን ጥቂቶቹ ቀጭኖች ሌሎቹ ደሞ ወፋፍራም እና ረጃጅም ተደርገው ተሰርተዋል።

አንድ ከሸክላ በተሰራ ጣባ ላይ የተቀመጠ ክትፎ በምስሉ ላይ ይመለከታል ፤ ክትፎው ከቀይ ስጋ እንዲሁም ከበርበሬና ሚጥሚጣ ጋር የተቀየጠ እንደሆነ የሚያስታውቅ ሲሆን በላዩ ላይም ለማውጣት የምንጠቀምበት ከእንጨት የተሰራች ማንኪያ ትገኛለች። የተቀመጠውም በነጭ ከተለበሰ ጠረጴዛ ላይ ነው።

በሀገራችን ታዋቂ የሆነችው ድምፃዊት በምስሉ ላይ ትታያለ። አርቲስት ፍቅር አዲስ አርቲስቷ ቀይ ቡኒ የሆነ አለባበስ የለበሰች እንደዚሁም ተመሳሳይ የከንፈር ቀለም የተጠቀመች ሲሆን እጇን ወደ አገጭ አካባቢ ደግፋ ለፎቶ በሚሆን ሁኔታ ተቀምጣ እናያት አለን።

ከአንድ ሙሉ በሙሉ በነጭ ከተነጠፈ አልጋ ጎን አንድ የተቀመጠ ነጭ ጠረጴዛ ይመለከታል። በጠረጴዛው ላይ በእንጨት የተሰሩ የተለያየ ቅርጽ ያላቸው ማስጌጫዎች አሉ። ጥቂቶቹ ማስጌጫዎች የልብ ቅርጽ ያላቸው ሲሆን በትንሽየ ብርጭቆ እቃ ደግሞ የአበባ ፍሬ የያዙ እቃዎችን እንመለከታለን።

በአንድ አግድም በታረሰ የአትክልት ማሳ ዉስጥ ሁለት ግለሰቦች ቁመው እንመለከታለን። በመስመሩ ልክ የፈሰሰ ዉሃ እንዳለ ከተፋሳሹ መረዳት የሚያስችል ሲሆን ከነሱ በስተጀርባ በኩል ደግሞ በመጠኑ መካከለኛ የሆነ ተራራን እናስታውይላለን።

አንድ ነጭ ቁብ ያደረጉ መነኩሴ ካህን ወደ ህዝቡ ፀበል እየጩ ይታያሉ። አብዛኞቹ ህጻናት ሲሆኑ ብዙዎቹ ደግሞ ፀበሉ እንዲነካቸው እጃቸውን ወደ ላይ የዘረጉ ሰዎች ናቸው። በተለየ ሁኔታ አንዱ ልጅ ፀበል እየደረሰው ሲሆን ሌሎቹ ደግሞ ወደሱ በመመልከት ላይ ናቸው።

አንድ የአየር አውሮፕላን ከምድር ወደ ሰማይ እያኮበኮበ የሚታይ ሲሆን ከአውሮፕላኑ ስር ደግሞ ሁለት አህዮች ከዛፍ ስር ታስረው ይታያሉ። አህዮቹ ደረቅ በሆነ የጽድ ዛፍ ስር የታሰሩ ሲሆን ከአውሮፕላኑ ጀርባ ደግሞ ጥቂት የማይባሉ ሰዎች ክብ ክብ ሰርተው ሲያወሩ እናያለን።

ወገቧን ቀይ በሆነ ፍጣ ሸብ ያደረገች አንድት ሴት በምስሉ ላይ ትመለከታለች ሴቲቱ ነጭ ጥበብ ቀሚስ የለበሰች ሲሆን ጥበቡ መሀል ለመሀል ላይ በብረት ቅርጽ ባላቸው ክብ ማጌጫዎች ያጌጠ ነው። በተጨማሪም ጥበቡ ሰማያዊ ጥለቶች ያሉት ነው።